ዋው! መልካም እንዴት የሚያምር የጭስ አባይ ፏፏቴ ልክ ፏፏቴው ሲወርድ ከታች ሲጋጭ ልክ እንደ ጭስ የተለያዩ አቅጣጫ የወረደ የምናየው ፏፏቴ አባይ ዙሪያውን ያለውን እያጠጣ እንደዚህ ደግሞ በውሽንፈሩ እያጠጣ ያሳደገው አረንጓዴ ቦታ በጣም የሚያምር የሚያስደንቅ የሚያስደንም ነው።

አስገራሚና አስደናቂ መልክዓ ምድር ድንጋይ ሲሆን ዙሪያውን ዋሻ አለው አፈር ሚባል ነገር የለውም ድንጋ ይ በመሆኑ በጣም ያስደንቃል አለት ነው

ምን አይነት የሚያምር ቦታ የሚያምር በተለያዩ አበቦች መብራቶች መጋረጃዎች መሳቢያቸው ጠረጴዛዎች ወንበሮች ነገር እንዴት እንደሚያምርም አይነት ቤቱ አም ግሩም ነው

ዋው ሲያምሩ እንዴት እንደሚለው አሰራራቸው አልባሳቱ ዙሪያውን ያለው የሚመጣው ዘፋኝ አለባበሱ ግርማው በጣም የሚገርም

ኦ ጀግና ሴቶች ፣እህቶች ፣እናቶች በጣም የሚገርም ስራ ነው። ምንም የቦታ እርቀት ፣መንገድ መሰናክል ምንም ነገር ሳይበግራቸው በሸክም ዉሃ ቀድተው ተሸክመው እየተጓዙ ወደቤታቸው እንመለከታለን ።

በቤታችን ውስጥ ብዙ ጊዜ በጣም የሚያምርና ደስ የሚል ስታንድ ነው ምክንያቱም የአበባ ምስል በውስጡ ሁሉ መደርያዎች ላይ ያሉት

ሲያምሩ በጣም ደስ የሚሉ ጌጣጌጦች በምስሉ ላይ ይታያሉ እነዚህ ጌጣጌጦች እናቶች ሴቶች እናቶቻችን በአንገታቸው እና በተለያየ አካላችን ያድርጓል ናቸው

በጣም ደስ የሚል ተሽከርካሪ ወንበር የሚመች ምቾት የሚሰጥ የሚያሰኝ ተሽከርካሪ ወንበር የተለያዩ ኃይሎችን የምናስቀምጥበት ተመልክተናል

ይህ በገና ሲሆን በጣም ዴስ የሚል ልብን የሚያራሰርርስ ጣይመ ዜማ የሚያወጣ የክር ወይንም ደግሞ የውታር መሣሪያ ነው። ይህም መጽሐፍ ቅዱሳዊ ወይም ደግሞ ቅዱስ ዳያዊት እየደረደረ ድዊ ሲፈውስበት እንዱም ደሞ የተለያዩ ያዘኑትን ያዝናናበት ሲያጽናናበት የነበረ የዜማ መሣሪያ ነው።

ኦ! ሲያምሩ ደስ ሲሉ ብዙ ፃናቶች እንድሁም ደግሞ ተማሪዎች ተሰብስበው አንዲ ካህን አባት መጽሐፍ ይዘው ሻሽ ጠምጥመው እና ተሰብስበው በአንዲ ላይ ይተያሉ።

ሰላማዊ ሰልፍ ይመስላል ህዝቡ አወጣጥ በጣም አስፈሪ ነው በጣም በርካታ ህዝብ ነው በጣም የሚያስፈራ ንቅናቄ ይመስላል ኢትዮጵያ ባንድራ ይታያ፡፡

በጣም የሚያማምሩ ጌጣጌጦች በእጅ ላይ ወይም ቀክንድ ላይ የሚታሰሩ የሚደረጉ ብር ናቸው። በጣም ያምራሉ ደስ የሚሉ ጌጣጌጦች የሚማርኩ ጌጣጌጦች ናቸው።

ደስ የሚል ዜና ህንድ የመጀመሪያ መንኮራኩሯን ህዋ ላይ አኖሮች የሚል ሲሆን እንደዚህ በምርምር እና የተለያዩ አይምሮ ምጡቅ እና ተመራማሪዎች እንደዚህ የምርምር አዲስ ፈጠራ ሲፈጠር በጣም ዴ ደስ የሚል ስለሆነ ዜናውም ደስ ይላል።

ጀግና ወጣትን ነው ምንመለከተው እየሠራ እንመለከተዋለን እንደምንመለከተው በማሽን እንጨትን እየቆረጠ ይታያል እንዲዚህ ዓይነት ለሠራ የተጠመዴ ጀግና ወጣት በጣም ዴስ የሚል እና መለወጥ የሚፈልግ ወጣት በመሆኑ ያስደንቃል።

ይህ አርማ ሲሆን፤ የሲቢኢ ብር አርማ ወይም ደግሞ ኮሜርሻል ባንኮ ኦፍ ኢቲዮጵያ አርማ ነው ባሉበት ሁሉ አለ ይላል፤ እውነት ነው ሁሉም በየስልኩ ይዞት የሚገኝ በአፕሊኬሽን ተሰርቶ የተለያዩ አገልግሎቶችን የሚሰጥ በጣም ጠቃሚ አስድማሚ የተለያዩ አገልግሎቶችን ያዘ ነው።

ሲያአምሩ እንዴት እንደሚያምሩ ቃላት አይገለፃቸውም የለበሱት አለባበ ጸጉራቸው ያደረጉት እየጣየት ሁሉም ተዳምሩ ልዩ በትሰቷቸው ተውበው ይታያሉ በመካከል ቀይቀይ እንደሁም ደሞ በመካከልነጭነት ጭቀሚ ሲየለበሱ የሚታዩ ሲሆን ደግሞ ልዩነትን ያሳያል ልዩነታቸውን በአንድ ላይ ሆነው እንዳንድነት ቆጥረውት በጣም ያምራሉ፡፡

ውይ ማር እንዴት እንዲሚያምር ይ በባሊ በባሊ ሆኖ የተቆረጠ ተቆርጦ የተቀመጠ ማህርን የምንመለከት ሲሆን፤ በጣም ያምራል እንዴት እንዲሚያስጎመጅ ብስመአብ።

ሲያዓምር ለልድየት የተዘጋጀ ክፍል ሲሆን በህጣም የሚያምር እና ሻማ በርቶ አበባዎች እንደሁም ክኛዎች ተነፍተው መጋረጃ ተደርጎ እንደሁም ደግሞ ሻማ በርቶ የምናይ ሲሆን በሕጣም የሚያምር የሚስብ የሚማረቅ ሆኖ እናይዋል፡፡